ሰበር ዜና ሰበር ዜና አስደንጋጭ እና አስገራሚ ክስተቶች በቴሌቭዥን የሚተላለፉበት መድረክ ላይ ወጦ እንዲሁ አስገራሚ ነገሮችን የምናገሩበት የንግግር ክፍል ነው:: ይህ ሰበር ዜና የሚነገረው ስንት ሰዓት ላይ ነው?

አረንጓዴው ጎርፍ ይሄ የልማት አይነት ሲሆን፤ አረንጓዴው ጎርፍ ተብሎ ታቅዶ እጽዋትን በአብዛኛው የመትከል እቅድን የያዘ ነው። የአረንጓዴው ጎርፍ አላማው ምን ይመስላችኋል ?ምን ብላችሁ ትገምታላቺሁ?

ወንበሮች ። ወንበሮች ለመቀመጫነት የሚያገለግሉ እቃዎች ሲሆኑ ወንበሮች የሚሰሩት ወይም ሊሰሩ የሚችሉት ምን ምን ከሚባል የእፅዋት አይነት ሊሄን ይችላል ብላችሁ ትገምታላችሁ?

ባህላዊ ቀሚስ ባህላዊ ቀሚስ ከኢትዮጵያ ባህላዊ ልብሶች መካከል አንዱ ሲሆን ይህ ባህላዊ ቀሚስ የልብስ አይነት አብዛኛውን ጊዜ የበዓላት ቀን የሚለበት ነው። በምን በምን በዓላት ቀን ይለበሳል ብላችሁ ታስባላችሁ።

ጉትቻ በሴቶች ጆሮው ላይ የሚደረግ ውበትን ለመጠበቅ እንዲሁም ፤ ሙበትን ለመጨመር የሚደረግ የጌጣጌጥ ዓይነት ነው። የጉትቻ ዓይነት ተብለው ከሚጠሩት መካከል የተወሰኑትን ጠቅሱ።

የስፖርት ዜና ይኽ የስፖርት ዜና ለስፖርት አፍቃሪያኖች በሙሉ የሚነገር የዜና አይነት ነው። ይህ የዜና አይነት አብዛኛውን ግዜ ስንት ሰዓት ላይ ይቅርባል ብላችሁ ታስባላችሁ?

አፄ ምኒልክ ፡-አፄ ምኒልክ የኢትዮጵያ ንጉስ ሲሆኑ ከንግስናቸው ባለፈ ደግሞ ከህዝብ ዘንድ ተወዳጅ፣ ተደናቂ ሰዉ ነበሩ። ይህ ታላቅ ሰው የኢትዮጵያ ኩራት ናቸው። ከሰሯቸው ገድሎች መካከል የተወሰኑትን ተናገሩ?

የደቡብ ክልል አርማ ፦የደቡብ ክልል አርማ ሰማያዊ እና ነጭ ከለሮች የሚገኙበት ሲሆን እንዲሁም ደግሞ ይበልጥ መሀል ላይ የጎጆ ምልክት ይገኝበታል ። ይሄ አርማ ትርጉሙ ምንድነው ?

ባለተረከዝ ያለዉ ጫማ በሴቶች ዘንድ ፋሽን ተብለዉ ከሚታወቁት የጫማ አይነቶች አንዱ ነዉ። ይህ ባለተረከዝ ጫማ ከፋሽን ሊመደብ እንደቻለ የምታዉቁትን ተናገሩ?

ፖም የፖም ፍሬ ተወዳጁ የምግብ ወይም የፍራፍሬ አይነት ሲሆን ፖም ወደኛ ሃገር ወደ ኢትዮጵያ የገባው በመቸ ዘመን ነበር ብላቹ ታስባላቹ?

ዶሮ ወጥ ከኢትዮጵያ ተወዳጅ የምግብ ዓይነት ሲሆን ቀዳሚ ስፍራ የሚይዝ የምግብ ዓይነት ነው። ይህ ዶሮ ወጥ እንዴት ሊዘጋጅ ይችላል ወይም ደግሞ አዘጋጀቱን የምታውቁት ከሆነ ብትዘረዝሩት?

ዘመናዊ ሙዚቃ ዘመናዊ ሙዚቃ በአዲስ መልክ በአዲስ የሙዚቃ መሳርያዎች የሚሰራ የሙዚቃ አይነት ነው። በተለይ ደሞ ወጣቱ የሚያደርገው ሲሆን ሙዚቃ ከምታውቁት መካከል ዋናዋናዎቹን ዘርዝሩ።

ኤርታሌ:- ኤርታሌ ይሄ ተፈጥሯዊ ቦታ በተፈጥሮዉ እሳታማ ዉኃ የሚመስሉ ነገሮችን የሚያፈልቅ የተፈጥሮ ድንቅ ስፍራ ነዉ። የተፈጥሮ ድንቅ ስፍራ የት ይገኛል?

የቀን ስራ:- ይህ የቀን ስራ ጥቂት የማይባሉ የኢትዮጵያ ሰዎች የሚሰሩት የስራ አይነት ነዉ። ይህ ስራ በአማካይ እስከ 6 መቶ፣ 7 መቶ፣ 8 መቶ አካባቢ የሚያገኙበት የስራ አይነት ነዉ። ይህ የቀን ስራ በየትኛዉ የእድሜ ክልል ሊሰራ ይችላል?

ጎመን እና ሰላጣ ጎመን እና ሰላጣ የአትክልት አይነቶች ሲሆኑ እኒህ የአትክልት አይነቶች ከዎጥ ጋር አብዛኛውን ጊዜ ተሰርተው ለምግብነት የሚያገለግሉ ሲሆኑ ከሚሰጧቸው ጥቅሞች መካከል ዋና ዋናዎቹን ጥቀሱ።

የኮሪደር ልማት አብዛኛው ጊዜ በከተሞች ተጀምሯል ይህም በአዲስ አበባ ፥በባህር ዳር መጀመሩን አብዝቶ ሲነገር በዜና ይሰማል ። የኮሪደር ልማት መቼ ተጀመረ?

ኩል ኩል በኢትዮጵያ በስፋት የሚጠቀሙበት መዋቢያ ወይም መኳኳያ የዉበት መጠበቂያ አይነት ነው፤ እንዲሁም ለአይን ጤንነት በስፋት ይጠቀሙበታል። የኩል ጠቀሜታ ከሆኑት መካከል የተወሰኑትን ዘርዝሩ።

የመጀመሪያ ደረጃ ትምህርት የመጀመሪያ ደረጃ ትምህርት ህጻናት ገና በህጻንነት እድሜ የሚጀምሩት የትምህርት አይነት ነው። ይህ የትምህርት አይነት ምን ምን የትምህርቶችን ሊያስተምራቸው ይችላል ብላችሁ ታስባላችሁ?